የውሃ አገልግሎት በተለያዩ አካባቢዎች የሚዘረጋ እንዲሁም፤ ደግሞ በተለያዩ ቦታዎች መዘጋት ያለበት መሰረታዊ አገልግሎት ሲሆን፤ ይህ ደግሞ ዋና መሰረታዊ አገልግሎት ውስጥ አንዱ የሚባል ስለሆነ ነው።

የእስልምና ሃይማኖት አካባቢዎች

የግል ኮምፒውተር አንዱ የኤሌክትሮኒክስ መሳሪያ ሲሆን፤ ይህም ደግሞ አገልግሎቱ የተለያዩ መሣሪያዎችን ወይም መጽሃፎችን በውስጡ አከማችቶ ይዞ ለመጠቀም ያገለግላል።

ሪቭኦሉሽን የተባለው የመኪና አይነት በቅርብ የመጣ ሲሆን ይህ ዋጋ ደግሞ በጣም ዉድ ነው ምክንያቱም የመጣበት ወይም የተሰራበት መሳሪያ ዉድ ስለሆነ ይሆናል::

አብን የፖለቲካ ፓርቲ ይህ ፓርቲ የተመሰረተው በአማራ ክልል ወይም ዜጎች ሲሆን ዋና አላማውም ደግሞ አማረን ወደፊት የማስቀጠል እንዲሁም ከሌሎች ከሌሎች የፖለቲካ ፓርቲዎች ጋር መወዳደር ነው።

ያረጁ ወይም ጊዜያቸው ያለፉ ተሽከርካሪዎችን በቅርቡ ማነፅ ወይም ደግሞ እንደገና መስራት ያስፈልጋል ።ምክንያቱም እነዚህ የተፈጥሮ ሀብታችን ወይም ደግሞ የአየር ንብረታችን ሊበክሉን ይችላሉ።

ከቤተሰብ ማካከል አንደኛው ትልቅ ኃላፊነት ያለበት ሰው ሲሆን ይሄ ደግሞ የጀርባ አጥንት በመባል ይታወቃል። ምክንያቱም ይህ ሰው የተለያዩ ኃላፊነት አለበት። ልጆችን የማሳደግ ሃላፊነት እንዲሁም ቤተሰብን የመምራት ኀላፊነት ስላለበት ነው።

ፓፓያ አንዱ የሱፐር ማርኬት ምርት ሲሆን ይህም በውስጡ የተለያዩ ተፈጥሯዊ የሆነ ኃይል ሰጭ የሆኑ ንጥረ ነገሮችን ስለያዘ መመገብ ዋና ጥቅም እንዳለው ይታወቃል።

ማሽላ ምርት በአብዛኛው በደቡብ የኢትዮጵያ ክፍል የሚመረት ወይም የሚዘመር የአዝእርት አይነት ሲሆን እነዘህ ደግሞ አብዛኛው ገበሬዎች በጣም ጠቃሚ እና አስፈላጊ የሆነ የምግብ አይነት ነው።

የመብራት ዝርጋታ በኢትዮጵያ በአብዛኛዉ አካባቢ እየተደረገ ያለ መሰረተ ልማት ሲሆን ይህን ዝርጋታ ፈጣን ለማድረግ መረባረብ ያለባቸዉ የመንግስት አካላት እነማን ናቸዉ?

ቦቆሎ ከግብርና ምርቶች መካከል አንዱ ሲሆን ይህ ምርት ደግሞ በተለያዩ አካባቢዎች የሚመረትና ትልቅ ቦታ የሚሰጠው ነው።

ትምህርት ቤቶች ከመሰረተ ልማቶች ዉስጥ አንዱ ሲሆኑ ትምህርት ቤቶች የተለያዩ ትውልዶችን ወደ ትምህርት ቤት በማምጣት ትውልድ መቅረፅ እና አእምሮአቸውን ማነፅ ዋና ስራቸው ይሆናል::

ዘመናዊ ትምህርት መማር በጣም ወሳኝ ነው። ምክንያቱም ሀገራችን የወደፊት የሚጠብቃትን ችግር ለመፍታት በጣም ጠቃሚ እና ወሳኝ የሆነ የትምህርት ዓይነት ነው።

የከብት ንግድ አዋጭነት ያለው በማህበረሰብ ዘንድ የተለመደ እንዲሁም ትልቅ የሆነ ትርፍ ያለው ከቦታ ቦታ ከብቶችን ወይም ደግሞ ላም ወይም በሬ ሊሆን ይችላል ማዘዋወር ነው።

ማንጎ ከሱፐርማርኬት ውጤቶች አንዱ ሲሆን በውስጡም የበሽታ ተከላካይ እና እንዲሁም የገንቢነት ሃይል ያለው ንጥረ ነገር ይይዛል።

የሊስትሮ ስራ ይህ ማለት የተለያዩ ጫማዎችን በማምጣት እንዲሁም በመሰብሰብ በመወልወል እና በማጠብ ስእዎች የኑሮ ደረጃቸውን የሚያሻሽሉበት የስራ አይነት ነው።

የሰማእታት ሃዉልት የተለያዩ ታሪካዊ ቅርሶች የሚገኙበት ሲሆን ይህ ደግሞ የተለያዩ ታሪኮች እንዲሁም ደግሞ የተለያዩ መጽሄቶች የሚገኙበት ቦታ ነው።

የጅንስ ፋሽን በአሁኑ ዘመን አብዛኛውን የተለመደ ሲሆን እነዚህ ፋሽኖች ደግሞ በዘመናዊ መልኩ ቢለበሱ የተሻለ የሆነ ሳቢነት ይኖራቸዋል።

ኢትዮጵያ አርማዎች አሏት። ይህ አርማ ዋና መግለጫው ምንድን ነው?

ራድዮ ከማህበራዊ ሚዲያ መካከል አንደኛው ሲሆን ራድዮን ለመጀመሪያ ጊዜ የሰራው ሰው ማን ነው?